ሃይማኖት ፦ሃይማኖት ማለት የአንድ ሰው እምነት ማለት ሲሆን የተለያዩ ሃይማኖት ሲኖሩ በራሱ ሃይሞኖት ወይም እምነት ተከትሎ ፈጣን ማመን ወይም ማምለክ ማለት ነው።

ጫማዎች ነጠላ ጫማ እነዚህ ጫማዎች በስሬታቸው በፊትም በኋላ ክፍት ሆነው የሚሰሩ ለእግር መጣጥቢያ እንዲሁም ከቤት ሳሎን ላይ ለመንቀሳቀስ የምንጠቀምባቸው የጫማ አይነቶች ናቸው።

ፋሽን የሱሪ ፋሽን። የሱሪ ፋሽን አዲስ ፋሽን አዲስ የመጣ ከበፊቶቹ በይዘቱ የተለየ አይነት ያለው ሱሪ ማለት ነው።

መሠረታዊ የአገልግሎት ውሃ የውሃ አቅርቦት የውኃ አቅርቦት በጣም ትልቅና ወሳኝ መሠረታዊ የአገልግሎት ሲሆን፤ ውኃ ንፁህ ውሃ እንዲሁም በጊዜውና በሰዓቱ ማቅረብን የሚያጠቃልል አገልግሎት ነው።

ጫማዎች፡-ቦት ጫማ በመጠኑ በጣም ትልቅ የሆነ ከላይኛው የእግራችን ጉልበት የሚደርስ በተለይ በክረምት የሚለበስ የጫማ አይነት ነው ።

ባህላዊ ህክምና፦ ባህላዊ ህክምና የምንለው አብዛኛውን ጊዜ በትልልቅ ሰወች የሚሰጥ ህክምናው ወይም መድሃኒቱ የሚሠራው ከእጽዋት ስር ወይም ቅጠሎች የሚሰራ መንግስታዊ ያልሆነ ህክምና ማለት ነው።

አትክልት እና ፍራፍሬ ፦ ማንጎ ፦ ይህ አብዛኛውን ጊዜ በውሀማ አካባቢ የሚናገኘው የአትክልት እና ፍራፍሬ አይነት ሲሆን በግንቦት እና ሰኔ አካባቢ ፍሬ የሚያፈራ የአትክልት አይነት ነው ።

ሙዚቃ ሙዚቃ የጥበብ ዓይነት ሲሆን የሰው ልጆች ለመዝናኛና እረፍታቸውን እንደገቢ ማግኛ ሆኖ ሚያገለግል አንድ የጥበብ አይነት ነው የተለያዩ ግጥሞችንና የተለያዩ መሣሪያዎችን ተጠቅሞ የሚቀናበር አይነት ነው።

መዋቢያዎች እና የውበት መጠበቂያ ማበጠሪያ ይህ አብዛኛውን ጊዜ በፀጉር ማበጠሪያነት የምንጠቀመው ሲሆን፤ ጸጉርን ለማስዋብ እንጠቀምበታለን። ፀጉርን መከፍከፍ ሹሩባ አይነት ስራዎችን መስራት ከዛ ...

ንግድና ግብይት መሸጥ በግብይት ውስጥ የሚደረግ ክዋኔ ሲሆን ሻጩ ወይም አንድ ነጋዴ ለገዥ ው የሚያደርገው የእዕቃ እና የገንዘብ ልውውጥ ነው።

ሙዚቃ ፤የሰርግ ዘፈን የሠርግ፦ የሠርግ ዘፈን በባህሪው የሙዚቃ አይነት ሁኖ በመሳሪያም መሳሪያ ሊሞዘቅ የሚችል ሲሆን በገጠር አካባቢ በስፋት የሚከወን የሙዚቃ አይነት ነው።

ጌጣጌጥ ቀለበት ከእጅ ጣት የሚሰካ የጌጣጌጥ አይነት ሲሆን ከወርቅ ወይም ከመዳብ በተለያዩ ንጥረ ነገሮች የሚሠራ አይነት ሲሆን እሱም በኢትዮጵያ ባህል ተጋቢዎች ቃል ኪዳን የሚያስሩበት መሣሪያ ነው።

ዜና ዕረፍት ዜና ይህ በተለያዩ የአማራ ሚዲያዎች እንደ እንደ የዜና ርዕስ አድርገው የሚጠቀሙት የዜና ማሰራጫ መንገድ ሲሆን፤ የአንድን ግለሰብ ረፍቱን ወይም ሞቱን ለመግለጽ የሚጠቀሙበት አርስተ ዜና ማለት ነው።

ቡና ቤቶች እና ምግብ ቤቶች ሽሮ ቤት:- ሽሮ ቤት አብዛኛዉን ጊዜ የፆም ምግቦች የሚሸጡበት ሲሆን የተለያዩ በየአይነት የሚባሉ ሽሮ ምስር የሚሸጡበት ቤት ነዉ።

መጓጓዣና ተሽከርካሪዎች ሲኖትራክ፤ ሲኖትራክ በመጠኑ በጣም ትልቅ እና ሃይለኛ የሆነ መኪና ሲሆን አብዛኛውን ጊዜ ለአፈር እንዲሁም ድንጋይዎችን ተሸክመው የሚንቀሳቀስ መኪና ነው። ጉልበተኛ አይነት የምንለው መኪና ነው።

የሱፐር ማርኬት ምርቶች የበርበሬ ዱቄት፦ የበርበሬ ዱቄት አብዛኛውን ጊዜ በሱፐር ማርኬት ውስጥ የምናገኘው ምርት ሲሆን በርበሬው ተፈጭቶ እና የተለያየ ቅመማ ቅመም ተጨምሮበት ለገበያ የሚቀርብ ምርት ነው።

አትክልትና ፍራፍሬ ሽንኩርት ሽንኩርት የአትክልት አይነት ሲሆን ቀይ ሽንኩርትና ነጭ ሽንኩርት ብለን ልንከፍለው እንችላለን አብዛኛውን ጊዜ ለምግብ ማጣፈጫነት የሚውል የአትክልት አይነት ነው።

ጉዞ ቱሪዝም እና ስደት ጉዞ ከአንድ አካባቢ ወደ ከላ አካባቢ የምናደርገው እንቅስቃሴ ሲሆን ቱሪዝም ደግሞ አንድ አካባቢን ለቀው ወደ ሌላ አካባቢ የሆነ ሶሻልን ነገር ለመጎብኘት ሲሄዱ ስደት ማለት ደግሞ በተፈጥሯዊ በሰው ሰራሽ ነገር አንድን አካባቢ ለቆ መሄድ::

መጕጕዣ እና ተሽከርካሪዎች ተሳቢ መኪና ተሳቢ መኪና በመጠኑ ትልቅ እና ረጅም እንዲሁም ሁለት አይነት ሁለት መኪና ሆኖ እንደ ሀገር አቋራጭ ሆኖ እንደ ከባድ እቃዎችን ተሸክሞ የሚሄድ ተሽከርካሪ ነው::

ጥበብና ባህል፦ ባህል የአንድ አካባቢ ወይም የአንድ ማህበረሰብ መገለጫው እና ከአንዱ ወደ ሌላው ለላኛው የሚለይበት ሁኔታ ማለት ነው የተለያዩ አልባሳት ይችላል የተለየ በቋንቋም ሊሆን ይችላል የሚለይበት ሁኔታ ማለት ነው ።

መጠጦች መጠጦች ጠላ ጠላ የምንለው በገጠሩ አካባቢ የሚገኝ የመጠጥ አይነት ሲሆን እሱም ከጌሾ ብቅል እንዲሁም የሚዘጋጀው ዋናው እንትኑ ደግሞ የበቆሎ ወይም የገብስ ሊሆን ይችላል::

ፀጉር የብብት ፀጉር አብዛኛውን ግዜ ይህ የሰውነት ፀጉር ሲሆን የሚበቅለውም ከትከሻችን ስር ባለው የእጅ መገጣጠሚያ ሲሆን እንደራስ ፀጉር አብዛኛውን ጊዜ ብዙ ጊዜ የማደግ ፀባይ የለውም::

ዜና ሰበር ዜና:- ሰበር ዜና አብዛኛዉን ጊዜ የማህበራዊ ሚዲያዎች የሚጠቀሙት የዜና ርዕስ ሲሆን በጣም ትልቅ ወይም አዲስ ነገር ሲሆን የሚጠቀሙበት የርዕስ አይነት ነዉ።

ታዋቂ መሪዎች አባቶች አቡነ ማትያስ አቡነ ማትያስ የአሁኑ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስትያን ፓትርያርክ ሲሆኑ አሁን ላይ እያገለገሉ ያሉ እየመሩ ያሉ ቅዱስ ሲኖዶስን እያስተዳደሩ ያሉ አባት ናቸው።

መጻህፍት መጽሔትና ጋዜጣዎች ልብወለድ፡- ልብወለድ ማንኛውም ሰው በራሱ ወይንም በምናቡ በካራክተር ወይንም ገጸ ባህርያትን ተጠቅሞ የራሱን ሀሳብ የሚገልጽበት የመጽሐፍ አይነት ነው።

ጥበብና ባህል ጥበብና ባህል በጣም አስፈላጊ የሆኑና ኢንተረስቲንግ የሆኑ ለሰው ልጆች ተሰጥዖ በተሰጦ በልምድ የሚያከብቱት የክህሎት አይነት ነው።

የቤት እንስሳት ክትባት ያስፈልጋቸዋል። የዱር እንስሳት ደግሞ በተፈጥሮ በሽታ የመከላከል አቅም አላቸው

ንግድ እና ግብይት ሱቅ ሱቅ በአቅሙ ትልቅም ትንሽም ሊሆን የሚችል የተለያዩ የፍጆታ እቃዎችን የሚይዝ ገዎች እና ሻጮች የሚገናኙበት ቦታ ወይም ቤት ነው::

ህግ አስከባሪ፤ ፖሊስ፦ ፖሊስ ለተለያዩ የተለያዩ አካባቢዎችን ጸጥታ ለማስከበር እንዲሁም ወንጀሎች ለመከላከል በተለያየ የቀበሌና የወረዳ ከተሞች የሚመደብ ህግ አስከባሪ አካል የመንግስት ህግ አስከባሪ አካል ነው።

ትምህርት የጎልማሶች ትምህርት በተለያዩ የኢትዮጵያ አካባቢዎች የሚሰጥ ትምህርት ሲሆን በእድሜያቸው ትምህርት ቤት ገብተው መማር የማይችሉ የሚማሩበት ነው።

ማስጌጥ ማስዋብ ማስዋብ አንድን ነገር ቤትን ወይም የተለያዩ እቃዎችን የተለያዩ ጌጣጌጦች በመጨመር የየምሰራው ሰራው የስራ አይነት ሲሆን የተለያየ የቀለም ሊሆን ይችላ ወይም ቅርጽና ልናሲዘው የእንችላለን::

ታዋቂ መሪዎችንና አባቶች አባ ገብረኪዳን አባ ገብረኪዳን በኢትዮጵያ አሁን ታዋቂ መሪዎችንና አባቶች አባ ገብረኪዳን አባ ገብረኪዳን በኢትዮጵያ አሁን ካሳ የሚታወቁ ሰባኪ መምህር ናቸው።

ስፖርት እግር ኳስ:- እግር ኳስ በኢትዮጵያ እንዲሁም በአለም በጣም በስፋት ታዋቂ እና ትልቅ የስፖርት አይነት ሲሆን የተለያዩ ዉድድሮች እንዲሁም ለመዝናኛነት የሚያገለግል ዉድድር ነዉ።

ጥበብና ባህል ጥበብ ማለት አንድ ሰው የሚይዘው በተፈጥሮ የሚሰጠው አቅም ሲሆን ባህል ማለት ደግሞ አንድ አካባቢ መገለጫው የሚገለጥበት የአንድ አካባቢ ማህበረሰብ የሚይዘው ሁኔታ ማለት ነው

መጠጦች ለስላሳ እንደሚታወቀው እንደ ቢራ መጠጥ ሆኖ በጣም ትንሽ አልኮል የሆነ የመጠጥ አይነት ሲሆን በጣም ለሰውነት ጠቃሚ የሆነ መጠጥ ነው ።

ግብርና ጤፍ:-ጤፍ በጣም በኢትዮጵያ ዉስጥ ተወዳጅ እና ምርት የምግብ ተዋፅኦ የሚሆን ሰብል ነዉ።

መዝናኛና መናፈሻ መዝናኛ በውስጡ አረንጓዴ የሆነ በጣም የሚያምር ውበትና ያጌጠ ቦታ ሲሆን ሰዎች ራሳቸውን ከድብርት ለማላቀቅ የሚዝናኑበት ቦታ መዝናኛ እንለዋለን።

ሕገ መንግሥት የአንድን ሀገር መሠረታዊ የሕግ ማዕቀፍ የሚያሳይ ሲሆን የመንግሥትን ሥልጣን ይገድባል እንዲሁም የዜጎችን መብት ያስከብራል።

የኢትዮጵያ ካቶሊካዊት ቤተ ክርስቲያን: በኢትዮጵያ ውስጥ የተለያዩ የአምልኮ ስርዓቶችን ያቀፈ የካቶሊክ እምነት ተቋም ነው።

ፋሽን የቲሸርት ፋሽን ይህ በልብስ አይነት የሚጠቀልል ቲሸርትን በአዲስ በንጹህ እና በተለያየ መልኩ የሚቀርቡት የ ፋሽን ያቀራረብ ዓይነት ነው።

ዶክተርነት : የታመሙ ሰዎችን መመርመር፣ ሕክምና መስጠት እና ጤናን ማሻሻልን የሚያካትት ሙያ።

የማስጌጥ ዘይቤዎች እንደ ጣዕምና እንደ ወቅቱ ፋሽን የሚለያዩ ሲሆን ዘመናዊ፣ ባህላዊና ገጠርን ያካትታሉ

የቤትና የቢሮ ዕቃዎች ብረት መጣድ ብረት መጣድ በጣም ትልቅና ሰፊ ሲሆን፤ ተለያዩ ለምግብ ማብሰያነት የምንጠቀምበት የቤት እቃ አይነት ነው።

ቡና ቤቶችና ምግብ ቤቶች የጀበና ቡና ተንቀሳቃሽ ቡና ሊሆን ይችላል በተለያዩ መንገድ ዳር አካባቢዎች የሚሰራ በአብዛኛውን ጊዜ በከሠል የሚሰራ አይነት የቢዝነስ መንገድ ነው።

የቤት ዕቃዎች ለመኖርያ ቤቶች ምቾትና ተግባራዊነት የሚውሉ እንደ ሶፋ፣ አልጋና ጠረጴዛ ያሉ ቁሳቁሶች ሲሆኑ የቢሮ ዕቃዎች ለሥራ ምቹ ሁኔታ ይፈጥራሉ።

ቤተሰብ የማህበረሰብ መሰረታዊ ክፍል በመሆን ለግለሰቦች የመጀመሪያውን የትምህርትና የድጋፍ ማዕከል ይሰጣል።

ስፖርት የአካል ብቃት እንቅስቃሴን በማበረታታት የልብና የደም ዝውውር ስርዓትን በማሻሻል ጤናማ ሕይወት ለመምራት ይረዳል

አትክልት እና ፍራፍሬ ሎሚ፤ ሎሚ ክብ አይነት ቅርጽ ያለው ሲሆን ጣእሞ ቆምጣጣ አይነት ነው፤ እንዲሁም ለምግብነት ሲደርስ ቢጫ አይነት ቀለም ይይዛል።

የጫማ ፋሽን በተለያዩ ጊዜያት የተለያዩ የሚመጡ የጫማ አይነቶች ናቸው።

ዜና ፡ዜና ማለት አድስ መረጃ፤ ያልተሰማ መረጃ ማለት ሲሆን በተለያዩ የማህበራዊ ሚዳዎች የሚተላለፍ የመረጃ አይነት ነው።

ዜና የሐሰት ዜና ይህ ዜና ደግሞ አብዛኛውን ጊዜ ሀሴት ወይም ደስታቸውን የሚገልፁበት የሚችለው የዜባ አይነት ሲሆን፤ ከመጀመሪያው ደስታ እንደሆነ አድማጮቹ የተመልካቾች በማሰቡ የምትጠቀመው የዜና ርዕስ ነው።

ተፈጥሮና አካባቢ ሜዳ ሜዳ በተፈጥሮ ምንም አይነት ተራራ ያልሆነ ቦታ አብዛኛውን ጊዜም የሌለበት በጣም ንፁህ ከድንጋይም የጸዳ የተፈጥሮ መሬት አቀማመጥ ነው።

መዋቢያዎች ወይም የውበት መጠበቂያ ጥፍር ቀለም፡- የጥፍር ቀለም የተለያዩ ከለሮች ያሉት መዋቢያ መሳርያ ሲሆን ፤ ለእጅ ጥፍር ወይም ለእግር ጥፍር የምንቀበው የውበት መጨመርያ መሳሪያ ነው።

ቡና ቤቶች እና ምግብ ቤቶች ካፌ ይህ የምግብ ዓይነት አብዛኛውን ጊዜ የተለያዩ የምግብ ዓይነት አሉት። መጠጦችም የስጋ ተዋጾም እንዲሁም የጾም ምግቦችም የሚገኙበት ምግብ ቤት አይነት ነው።

እጽዋት ባህር ዛፍ ባህር ዛፍ በቁመቱ ከሌሎች እጽዋቶች እረዘም ያለ እና ለተለያየ ለቤት መስሪያነት እና ለቤት እቃዎች መሳሪያነት እንዲሁም ለአልጋ ወይም ለጠረጴዛ መስሪያነት የሚያገለግል የዛፍ አይነት ነው።

ስፖርት ቴኒስ በሁለት ሰዎች መካከል የሚደረግ የስፖርት አይነት ሲሆን የቴንስ ኳሱን በመቀበል እና በመወርወር የሚደረግ የውድድር ዓይነት ነው።

ሃይማኖት ካቶሊክ ካቶሊክ፦ ከኦርቶዶክስ ተዋሕዶ ጋር ትንሽ የመመሳሰል ጠባይ ያለው ሃይማኖት ሲሆን ትንሽ የሚለየው ሴቶች ቄስ መሆን ትችላለች፤ ማስተማር ትችላለች የሚል ልዩነት አለው።

የሱፐር ማርኬት ምርቶች ሽቶዎች:- ሽቶዎች በፈሳሽ መልኩ የሚመረቱ የምርት አይነቶች ሲሆኑ ሰዎች ለዉበት እና ለተለያዩ ልብስ ሲቀቧቸዉ ይስተዋላሉ።

ጉዞ ቱሪዝም እና ስደት የባህር ላይ ጉዞ፡ የባህር ላይ ጉዞ በጣም ትልቅ እና ታዋቁ የሆነ የጉዞ አይነት ሲሆን በባህር ላይ በጀልባ በመርከብ የሚደረግ የጉዞ አይነት ሲሆን አብዛኛውን ጊዜ በኢትዮጵያ የሚካሄድ የጉዞ አይነት ነው።

የቤትና የቢሮ እቃዎች ሳጥን፤ ሳጥን አብዛኛውን ጊዜ የቤት ዕቃ ሆኑ ያገለግል ለልብስ ማስቀመጫ እንዲሁም የተለያዩ ትንሽ ጌጣጌጦችንም ደብቆ ለማስቀመጥ ቁልፎ ለማስቀመጥ የሚያገለግል ከብረት ወይም ከእንጨት የሚሰራ የቤት ዕቃ ነው።

ማስታወቂያ የስብሰባ ማስታወቂያ ይህ ማስታወቂያ አይነት ድርጅቶች ለሰራተኞቻቸው ለስብሰባ ሲጠሩ የሚለጥፉት ወይም የሚያወጡት ማስታወቂያ አይነት ሲሆን በሶፍት ኮፒ ወይም በሀርድ ኮፒ ሊለጠፍ ይችላል ::

ሀይማኖት ቅብአት ቅብአት በኢትዮጵይ በተለይ በጎጃም ክፍለ ሀገር አካባቢ የሚገኝ ከኦርቶዶክስ ተመሳሳይ ሁኖ ትንሽ የሚለየው የጌታ ተዋሀደ እና ተቀባ የሚል ብቻ ዶክትሪን የያዘ ነው።

ሐይማኖት ስግደት ይህ ድርጊት በክርስትና እምነትና እስልምና እምነቶች አብዛኛውን ጊዜ የሚደረግ ድርጊት ሲሆን ለአምላክ ወይም ለፈጣሪ የሚደረግ መስዋዕት ነው።

ግብርና የአዉድማ ዉቂያ:- የአዉድማ ዉቂያ በግብርናዉ ዘርፍ ዉስጥ በበጋ ወቅት የሚከናወን የስሬ ዘርፍ ሲሆን እሱም ከማሳ ወደ ገበሬ ጎተራ የሚያስገባበት የስራ ዘርፍ ነዉ።

እፅዋት ፦ ፅድ ፦ ፅድ አብዛኛው ጊዜ በብዙ ቦታዎች አይገኙም ። በጣም በቁመቱ ረጅም ፣ ወፍረም የሆነ አብዛኛው ጊዜ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደመስያነት የሚያገለግል የእፅዋት አይነት ነው ።

ንግድና ግብይት ፦ የንግድ ቦታ ፦ ይህ ቦታ አብዛኛውን ጊዜ በመንግስት ሊወሰን ይችላል ወይም ግለሰቦች የሚመርጡት ቦታ ሲሆን ነጋዴዎች የራሳቸውን ምርት የሚያወጡበት ቦታና ገዢዎች የሚመጡበት ቦታ ነው ።

ጥበብና ባህል እደ ጥበብ እደ ጥበብ የእጅ ጥበብ ሲሆን አብዛኛውን ጊዜ በእጅ የሚሰራ ስራዎችን የማስዋብ ስራዎችን እንዲሁም ጥልፍ ሊሆን ይችላል የተለያዩ አናፂዎች ሊሆን ይችላል የሚሰሩት የስራ አይነት ነው።

መዝናኛና መናፈሻ መዝናኛ ቦታው አረንጓዴና ውብ የሆነ የሰዎች ከድብርት የሚላቀቁበት ቦታ ሲሆን አብዛኛውን ጊዜ በጣም የተዋበ ቦታ ነው።

ማስጌጥ ግድግዳን ማስጌጥ የቤት ግርግዳን በተለያዩ በቀለም የተለያዩ ስዕላ ስዕልን በመለጠፍ እና የተለያዩ ውበቶችን በመጨመር የምናስጌጠው የቤቱን ውበት መጨመርያ መንገድ ነው።

ቢትና መኖሪያ ቤት ኤል ሸፕ ቤት ኤል ሸፕ ቤት አብዛኛውን ጊዜ አንድ ፍሎር ያለው ቤት ሲሆን ድዛይኑ በእንግሊዝኛዉ ኤል የምትባለዋን ፊዴል አይነት የያዘ ቤት ነው በውስጡ የእቃ ቤት መኝታ ቤትና ሳሎን ያለው ቤት ነው።

ማህበረሰብ እና ቤተሰብ ፦ የደብር ሰዎች ፦ የደብር ሰዎች የገጠር መጠሪያ ሲሆን በአንድ ቤተ ክርስቲያን ስር ውስጥ ወይም የአንድ ቤተ ክርስቲያን የሚያገለግሉ ሰዎችን የሚያጠቃልል የስም መጠሪያ ነው ።

ጥበብና ባህል ሰዓሊ አንድ የጥበበኛ ምሳሌ ሲሆን በስእል ጥበብ ውስጥ ሙያ ያለው ሰው ነው። በጣም የተለያዩ ስዕሎችን ውበትና ባህላቸውን የሚያስጠብቅ ሰዓሊ ይባላል።

ጥበብና ባህል አናጺ አንድ ባለሙያ ማለት ሲሆን እሱም የቤት ውስጥ ኮንስትራክሽን ላይ የሚሠራ የቤት ውስጥ ግድግዳዎችን ሊሆን ይችላል ከላይ የቤት ውስጥ ጣራዎችን እንደዚሁም ፎቅ ቤቶች ላይ መስራት የሚችል ባለሙያ ነው።

ማህበራዊ ሚዲያ ስላክ ስላክ በጣም ሰፊ የሆነና ብዙ ተጠቃሚዎች ያሉት የሚዲያ አይነት ሲሆን አብዛኛውን ጊዜ የሶፍትዌር አበልጻጊዎች የሚጠቀሙት ነው እሱም የተለያዩ መረጃዎችን ስለሶፍትዌር የሚለዋወጡበት መሳሪያ ሁኖ ያገለግላቸዋል

ጉዞ ቱሪዝምና ስደት ተፈጥሮአዊ ስደት ይህ የስደት ዓይነት ሲሆን በተፈጥሯዊ ምክንያቶች ለምሳሌ በድርቅ በጎርፍ እና በተለያዩ የአየር መለዋወጥ ክስተቶች ምክንያት ሆኖ ሰዎች ቀያቸውን ለቀው ሲሄዱ ማለት ነው።

ልዩ ልዩ መሳሪያዎች መስም መስም በገጠሩ ማህበረሰብ የሚጠቀምበት በበራይ ጊዜ የሚጠቀምበት መሳሪያ ነው። እሱ ምንድን ነው የሚያገለግለው በራይ በሚያበራዩበት ጊዜ ገበሬዎች በሬዎች ወይም በሬ እንዳቀሉበት ወይም መብል ነፋስና ጸሐይ እንዳገኝ የሚያራግቡበት ነው።

ግብርና ገበሬ እና በሬ ለምሳሌ ስናነሳ ገበሬ ማለት በግብርና ሙያ ዉስጥ ተሰማርቶ የሚያመርት ባለሙያ ሲሆን በሬ ደግሞ እንደ መሳሪያ ሆነው ለማቀላጠፍ የሚያገለግሉ እንሥሳቶች ናቸው።

ማስታወቂያ ፦ ማስታወቂያ በወረቀት ከማስታወቂያ ቦርድ ወይም በማህበራዊ ሚዲያዎች በተለያየ ፕላትፎርም ሊተላለፍ የሚችል መረጃ ማስተላለፊያ መንገድ ነው ።

የቤት እንስሳት እና የዱር እንስሳት በግ በግ በአቅሟ ትንሿ ነች እና ገበሬ በጣም የሚፈልጋት ቶሎ ፈጣን በፍጥነት የምትራመድ የእንስሳት አይነት ስትሆን ለምግብነት እና ለገበያ ትውላለች።

መጠጦች ጠጅ ጠጅ በጣም በኢትዮጵያ ባህል ተወዳጅና ጥሩ መጠጥ ከሚባሉት ውስጥ አንዱ ሲሆን ከተለያዩ እንትኖች ይሰራል ከማር ከገብስና ከተለያዩ ስኳርም ሊሚጨምርበት የሚችል የመጠጥ አይነት ነው።

ንግድና ግብይት፦ የገበያ ቦታ ፦ ይህ ቦታ ገጂ እና ሻጮች የሚገናኙበት እንዲሁም የተለያዩ ማህበረሰብ ከተለያየ አካባቢ መጥተው የራሳቸውን ሀሳብም ሼር ያደርጋሉ ፣ ገዢዎችም ምርታቸውን የሚያስተዋወቁበት ቦታ ነው ።

መሰረተ ልማት መንገድ፦ መንገድ ለምሳሌ የመኪና መንገድን ስናነሳ ከአንድ አካባቢ ወደ ሌላ አካባቢ የምንቀሳቀስ ሰዎች ከአንድ አካባቢ በመኪና ተንቀሳቅሰው የሚሄዱበት አስፋልት ወይም በጠጥር የሚሠራ መንገድ ነው።

ስራ ኦንላይን ስራ ይህ የመይነ መረብ አይነት ስራ ሲሆን አብዛኛውን ጊዜ ሰዎች በርቀት ወይም በሪሞት በሚጠራው ስራ አይነት ነው። አሰሪና ሰራተኛ በሶሻል ሚዲያ ይገናኛሉ።

ጉዞ ቱሪዝም እና ስደት ጉዞ ማለት ከአንድ ሀገር ወደ አንድ ሃገር ወይም ከአንድ አካባቢ ወደ ሌላ አካባቢ እንቅስቃሴ ማድረግ ለስራ ወይም ለመዝናናት የሚደረግ እንቅስቃሴ ሲሆን ስደት ማለት ደግሞ በተፈጥሯዊም በሰውሰራሽም ምክንያት አንድ አካባቢ ለቆ መሄድ ማለት ነው።

የሱፐርማርኬት ምርቶች ፦ ቸኮሌት ፦ ይህ የከረሚላ ወይም የማስቲካ አይነት ቅርጽ ያለው የሚመጠመጥ ምግብ ሲሆን ለተለያዩ ህፃናት ምርት ነው ።

አርማ አርማ ማለት መለያ መገለጫ የአንድ ሃገር የአንድ ህብረተሰብ ወይም የአንድ ህዝብ መለያው አንዱ ከሌላኛው የሚለይበት መገለጫ ማለት ነው።

ማስጌጥ :- ማስጌጥ የአንድን ዉበት ከለር ሊሆን ይችላል እንደያዙ ስትራክቸሩን ወይም መዋቅሩን ማስዋብ ማሳመር የሚሉትን ቃላትን አጠቃሎ የያዘ የእደ ጥበብ ወይም የጥበብ አይነት ነዉ።

ጌጣ ጌጥ አምባር አምባር ማለት በአብዛኛውን ጊዜ በገጠሩ አካባቢ የሚጠራ የጌጣ ጌጥ አየስም ይነት ሲሆን ከእጅ ወይም ከጣት ልናደርገው የምንችለው ጌጣ ጌጥ አይነት ነው። ድኮት ወይም ሌላ ስምም አለው።

ሃይማኖት ጾም ጾም በኦርቶዶክስ እምነት የሚደረግ መስዋዕት ሲሆን አብዛኛውን ጊዜ ከዘጠኝ ሰአት እስከ 11 ሰአት ድረስ እህል ሳይበሉ መቆየት ማለት ነው።

የቤት እቃዎች ምጣድ:- ምጣድ ለእንጀራ መጋገሪያነት የሚያገለግል ሲሆን አብዛኛዉን ጊዜ አብዛኛዉን ጊዝ በስቶቭ ወይም በእንጨት ሊግም የሚችል መሳሪያ ነዉተ

መጠጦች ቢራ ቢራ በተለያዩ አልኮሎች የተመረተ የመጠጥ አይነት ሲሆን በብዛት ከለስላሳ የበለጠ አልኮል አለው። ለስካር የሚዳርግ የሚችል መጠጥ ነው።

ጉዞ ቱሪዝምና ስደት መንፈሳዊ ጉዞ መንፈሳዊ ጉዞ ሃይማኖተኞች ከአንድ አካባቢ ወደ ሌላ አካባቢ የሚያደርጉት የአምልኮ ጉዞ ሲሆን ከዛ አካባቢ ሄደው ትንሽ ቀን የሚሰነብቱበት የጉዞ ዓይነትነው

ትምህርት ትምህርት ቤት ትምህርት ቤት አንድ የትምህርት ተቋም ሲሆን ተማሪዎች መምህራንና የትምህርት አካላት ተገኝተው የሚያስተዳድሩት ተቋም ነው።

መፅሐፍት መጼት እና ጋዜጣዎች የታሪክ መፅሐፍ፦ የታሪክ መፅሐፍ አብዛኛውን ግዜ ስለ አንድ ግለሰብ ወይም ስለ አንድ ሀገር አካባቢ የሚተርኩ የመፅሐፍት አይነቶች ሲሆኑ ያለፈውን የተከወኑ ድርጊቶችን እውነቶችን የሚገልፁ የመፅሐፍ አይነቶች ናቸው።

የሱፐርማርኬት ሞርቶች ብስኩት:- ብስኩት በጣም በትንሽ እና በትልቅ ሳይዝ ታሽጎ የሚመጣ የእሽግ ምግብ አይነት ሲሆን እሱም ደረቅ ምግብ ከሚባሉት መካከል የምግብ አይነት ነዉ።

ማስታወቂያ የቅጥር ማስታወቂያ ይህ የማስታወቂያ አይነት ድርጅቶች ወይም ቀጣሪዎች የሚያወጡት የማስታወቂያ አይነት ሲሆን በውስጡም የቅጥር ብዛትና የተቀጣሪዎች ሙያዊ አይነት የሚገለፅበት ማስታወቂያ ነው።

ዕፅዋት አዛምር አዛምር የዕፅዋት አይነት ሲሆን ቅጠሉ ለስላሳ እንድሁም ሰፋፊ በበጋ አካባቢ ብዙውን ጊዜ የሚያለመልም የዛፍ አይነት ሲሆን አብዛኛውን ጊዜ በገጠር አካባቢ ለእንጀራ እንዳይሻግት የሚያግዝ የዕፅዋት አይነት ነው።

ማህበራዊ ሚዲያ ኢንስታግራም ኢንስታግራም ታዋቂ እና ሰፊ ብዝይ ዩዘር ያለው ማህበራዊ ሚዲያ ሲሆን፤ የተለያዩ ፖስቶችን ፖስት ለማረግ በአጭር ቪዲዮ እና ፖስት ለማድረግ ያገለግላል።

መሠረታዊ አገልግሎት ለምሳሌ ፍርድ ቤቶች ፍርድ ቤቶች እንግዲህ ለመንግሥት እና ለሀገር በጣም ጥሩ ጎን የሆኑ ፍትህን ለማስፈን እና ከሳሽና ተከሳሽ በዳይና ተበዳይን በአግባቡ ስርዓት የሚያሲዝ ተቋም ነው።

የሱፐር ማርኬት ምርቶች ዘይት ዘይት ምግብን ማጣፈጫነት የምንጠቀምበት ምርት ሲሆን አብዛኛውን ግዜ ሱፐር ማርኬት ላይ የምናገኘው ምርት ሲሆን ነው። እሱም ለምግብ እና ለተለያዩ ጣፋጭነት ምግቦች ለማዘጋጀት ይጠቅመናል።

ማስጌጥ አካባቢን ማስጌጥ :- አካባቢን ማስጌጥ ስንል አንድ ግለሰብ ወይም ማህበረሰብ አካባቢ ማስዋብ አረንጓዴ ማድረግ የተለመደ ንፋሳማ ቦታ መፍጠር ማለት ነዉ።

ተፈጥሮ አና አካባቢ መልካ ምድር፦ መልካ ምድር ማለት የአንድ አካባቢ ወይም የአንድ የተፈጥሮ ስነ ምህዳር አቀማመጡ እና የተለያዩ ተራሮች፥ ሸለቆዎች እንዲሁም እፅዋቶችን አጠቃሎ ሊይዝ የሚችል ተፈጥሮ አካል ነው።

ማሽኖች አራሽ መኪና አራሽ መኪና ለመንገድ ስራ እንዲሁም ለተለያዩ የውሀ ቁፋሮ የሚያገለግል የማሽን አይነት ሲሆን በውስጡ የተለያዩ ሰው ስራሽ ማሽኖች የተገጠመለተሰ ነው።

የቤት እቃወች ሳህን ሳህን የእንጀራ መቅረቢያ ወይም ለምግብ መብያ የሚያገለግል የቤት ዕቃ አይነት ሲሆን በጎማ ወይም ከብረት ሊሰራ ይችላል።

ፀጉር፥ ዞማ፦ ዞማ ፀጉር ከፀጉር አይነቶች ውስጥ አንዱ ሲሆን በጣም የሚያምር፥ ለስላሳና፥ ላዛ የሆነ ጸጉር ቁመቱ ሲያድግ በትንሽ ቀኖች ውስጥ የሚያድግ የፀጉር አይነት ነው።

መጓጓዣ እና ተሽከርካሪዎች አውቶቢስ ይህ እንግዲህ ለሰው ልጅ መጓጓዣ የሚያገለግል ሲሆን አብዛኛውን ግዜም ገጠር አካባቢ ወይም ገጠር የወጣ አካባቢ ለመጓጓዣነት የሚያገለግል የተሽከርካሪ አይነት ነው።

ቡና ቤቶች እና ምግብ ቤቶች ክትፎ ቤት ይህ የምግብ ቤት አይነት ሲሆን አብዛኛዉን ጊዜ የስጋ ተዋፅዖ የሚገኙበት ምግብ ቤት ነዉ። ክትፎ ፣ ቁርጥ፣ ጥብስ የሚባሉ የምግብ አይነቶች እዚህ ቤት አይጠፋም።

ማህበራዊ ሚዲያ ቴሌግራም። ቴሌግራም በብዛት በአብዛኛውን ጊዜ ደግሞ በኢትዮጵያ ብዙ ተጠቃሚዎች ያሉት የማህበራዊ ሚዲያ አይነት ሲሆን ለተለያዩ ቻት የሚደረግበትና የተለያዩ መረጃዎች የሚለቀቅበት የማህበራዊ ሚዲያ አይነት ነው።

ሙዚቃ ዳንስ ይህ ዳንስ አብዛኛውን ጊዜ ከሙዚቃ ጋር የሚሄድ ክዋኔ ሲሆን ሙዚቀኞች በሚዘፍኑበት ጊዜ ተወዛዋዦች ስሜታቸውን ለመግለጽ የራሳቸውን ባህል ተከትለው የሚያደርጉት ድርጊት ነው።

መጸሃፍት መጽሄት እና ጋዜጦች የትምህርት መጽሃፍት፤ የትምህርት መጽሃፍት የአንድ ሃገርን የትምህርት ካሪኩለም ተከትለው የሚዘጋጁ የትምህርት አካላት ስታንዳርዳቸውን ጠብቀው የሚዘጋጁ የማስተማሪያ እና የመማሪያ መጽሃፍቶች ናቸው።

ህግ አስከባሪ ፌደራል ፖሊስ ፌደራል ፖሊስ የአንድ ሀገር ትልቅ ድርጅት ወይም ኦርጋናይዜሽን ሁኖ በተሰጠው ተልኮ አካባቢ ህግን የማስከበር ስራ የሚሰራ የመንግስታዊ ተቋም ነው።

ታዋቂ መሪዎች እና አባቶች አፄ ቴዎድሮስ አፄ ቴዎድሮስ በኢትዮጵያ በጣም ታዋቂ የሆኑ መሪዎች ሲሆን በመቅደላ አምባ እራሱን የሰዋ መሪ ነበር። ከእንግሊዞች ጋር የተፋጠጠ እና ጀግናና እና ንቁ መሪ ነው።

ኤሌክትሮኒክስ፥ ኤሌክትሪክ ገመድ ኤሌክትሪክ ከአንድ ቦታ ወደሌላ ቦታ ኤሌክትሪክ ተሸክሞ ወይም ኤሌክትሮን ተሸክሞ የሚያስተላልፍልን የኤሌክትሪክ ብረት አይነት ነው።

የሱፐር ማርኬት ምርቶች ፈሳሽ ሳሙና ይህ ደግሞ የሳሙና አይነት ሁኖ በፈሳሽ መልኩ የሚመረት ሳሙና ሲሆን በተለያዩ ኮንቲነሮች በሌትር ተከፋፍለው የሚሸጥ ምርት ነው።

ፋሽን የፀጉር ፋሽን አብዛኛውን ጊዜ በአዲስ ስታይል በአዲስ የማስፋብት ስራ የሚሠራ የመዋቢያ መንገድ ነው።

እጽዋት ብሳና ይህ የእጽዋት አይነት አብዛኛውን ጊዜ በኢትዮጵያ ከፍተኛ በታዎች አካባቢ የሚገኝዛፍ አይነት ሲሆን በባህሪው ከወይራ ትንሽ ገራ ያለ የእጽዋት አይነት ነው።

የሱፐር ማርኬት ምርቶች ሎሽን ሎሽን የቅባት አይነት ሲሆን አብዛኛውን ጊዜ ከሻወር በኋላ የምንቀባው የውበት መጠበቂያ መሳርያ ሁኖ የሚያገለግል የሱፐር ማርኬት ምርት ነው።

ንግድ እና ግብይት ነጋዴ ነጋዴ ማለት የአንድ ንግድ ተቋም ሃላፊ ሆኖ የሚያገለግል የተለያዩ የፍጆታ እቃዎችን የሚያቀርብ እና ለሻጮች የሚሸጥ ሰው ነው።